አሪፍ ስራ እየተሰራበት የሚገኘዉ ይህ የደሮ ምርት ዉስጥ አንዱ እንቁላል ማስጣል እና መሰብሰብ ነዉ። እንግዲ በዝንኛዉ ብዙ ወጣቶች እየተለወጡበት ይገኛል ይህም ይበል እሚያሰኝ ነዉ ። በጣም አሪፍ ስራ ነዉያበላልም ጭምር በበአልም እንግዲ በገበያ ላይ በጣም ዉድ እንደሆነ ይታወቃል።

የባህል አባቶች ሲሆኑ እነዚህ ባለሀብቶች የአዊ ማህበረሰብ አባቶች የተለያዩ የባህል አልባሳት አሸብርቀዋል።

ይህ ሳክስፎን ይሰኛል። በትንፋሽ የሚሰራ የሙዚቃ መሣሪያ ሲሆን፤ የተለያዩ ሙዚቃዎች ባግራውንድ ሆኖ ማጀቢያነት የሚጠቅም የትንፋሽ መሣሪያ ነው። 3 መነካኪያዎች አሉት፤ እነዚህ በሚነካኩበት ጊዜ ደግሞ ክላሲካሉን ይቀየራል።

እመብራት ኃይል የሚሠራ ትራንስፎርመር ነው በጣም ከፍተኛ ጉዳይ የሚያስከትል ሲሆን ይህም ጉዳት በጣም ብዙ የንብረቱን ያስከትል ይችላል። ከነዛ መካከል የተለያዩ ይችላል

እኒህ በጣም የቆየ ባህላዊ ታሪካዊ ፎቶ ሲሆን እንደ አሁኑ ሰዓት በጄሪካ አደለም እየቀዱ ያሉት በማድጋ እየቀዱ የሚያሳይ ምስል ነው በጣም ደስ ይላል የኢትዮጵያ እንደዚህ አይነት ምስሎች አስቀምጠን ለታሪክ ማስተላለፍ አለብን ብየ አምናለሁ።

ፀሀይ ባንክ በብዛት በክልል ውስጥ የሚገኝ ሲሆን ይህ ባንክ ምስረታውን ያደረገው ከበአቁተ ወደ ፀሀይ ባንክ ያደገ ባንክ ነው። ይህ ባንክ እንግዲህ ተወዳጅ ጭምር ነው።

ይህ ፍሬ ዛፍ በጣም ጣፋጭ የሆነ የተምር ፍሬ ነው። እና ይህም ጣፋጭ ነው፤ በጣም ደስ ይላል። እኔ ባልወደውም አብዛኛው ሰዎች ይወዱታል። ተወዳጅም ጭምር ነው።

ይህ ጥብስ የተሰኘው የስጋ አሰራር ሲሆን ከጎኑ ደግሞ ሚጥሚጣ ተደርጎበታል በጣም ተወዳጅ ነው በቀላሉ ልናገኘው የማንችለው ምግብ ነው ለበዓላት ብዙ ጊዜ እንበላዋለን አቅም ያላቸው ደግሞ ሁልጊዜ ይበሉታል።

ድንቅ የሆነ ባህልና ማህበረሰብ ያላቸው የአዊ ዞን ማህበረሰቦቻቸው እንዲ ማህበረሰቦች ጎጃም ይገኛሉ የራሳቸዉ የሆነ ቋንቋ ያላቸው ማህበረሰቦች ናቸው።

በኢትዮጵያ በጣም ተወዳጅ የሆኑ ቶቶ አዳራሽ ሲሆን ባለቤትነት የተሰራ ሲሆን ይህ ባለቤት በስራ ተነሳሽነቱ መቁጠሪያ መታወቅ የቻለ እንቁ ሰው ነው።

በጣም ከሚያምሩ ደስ የሚለው በኢትዮጵያ ባህላዊ የእጅ ስሪቶች የሚሠሩ የጅ ስፎእት የሚሰሩ ሲሆን ቤቶች የሚሰሩ በግራም የሚሰሩት ውስጥ ለተለያዩ ብዙ ጥቅም ያላቸው ውስጥ አገልግሎት ናቸው።

ወዳጁ መጠጥ ኮላ ሲሆን ይህ ኮከብላ እንግዲ በገበያ ላይ መጠጦችና አነቃቂ መካከል አንደኞ ካልኩ ነው እና በአለም ኢንዱስትሪ ይመረታል

አህያ ስቶን ይህ አህያ ለጭነት አገልግሎትን ምትሁል ከ000 ኩንታል በላይ ከ100 ኪሎ በላይ ለ10 ኪሎ ድረስ ሊተሸከምት ችል ስቶን ለገጠራሙ አካባቢዎች ተመራጭ መጓጓዣ አገልግሎት ነቸው።

በኩር ጋዜጣ ሲሆን በኩር ጋዜጣ በአማራ ያኮቁሎሴት በጣም ተወዳጅ የሆነች ጋዜታ ስትሆን ሰኞ ሰኛ ለ ተደማጨምት ደረስ እና ቀልጣፋ የሆነች የዜና መፀየት ነች

በጣም ቆንጆ የሆነ የአስራር ዘሬን እነመለከታለን ይህም እናቶቻችን የሚሰሩት አስራር ዓይነት ነው፡፡

የብጣም ሚያምር ሙሉ በሙሉ ከጥጥ እና ከበሽመና የሚሰራ የኢትዮጵያ ባህላዊ ልብስ ሲሆን ይህ ልብስ በተለዩ ክብር ባዓላት እና ዝግጅቶች የሚለበስ ነው።